አስቴር ሽሮ ቤት አስቴር ሽሮ ቤት እጅግ በጣም ሚጣፍጥ ሽሮዎቿን ጎመን፣ ሰላጣ እንዲሁም የተለያዩ ላላ እነዚህን የምግብ ዓይነቶች የምታቀርብ ናት።

ፖሊስ፦ ፖሊስ፦ በአካባቢ ላይ ያሉ ወንጀለኞችን አድኖ የሚይዝና እንድሁም የተለያዩ ግጭቶች ሲከሰቱ በቶሎ ሂድ የሚያስቆም የሚያረጋጋ ነው።

ነጠላ ነጠላ፦ በኦርቶዶክስ ተዋሕዶ ሃይማኖቶች የሚለበስ ነው። ይህም ወደ ቤተክርስቲያን ሲሄዱ ለተለያዩ በአላት ሊለብሱት ይችላሉ። እንደ ጥምቀት በአል ላሉ የንግስ በአላት የሚለበስ ነው።

የሒሳብ ሰራተኝነት ሒሳባዊ የሆኑ ጉዳዮችን የሚሰራ ነው። ትርፍ ፣ወጪ የሚያመጣጥንና የተለያዩ ሒሳባዊ ስራዎችን የሚከውን ነው።

የፋሲል ከነማ የስፖርት ክለብ ደረታቸው ላይ የሚያደሩት ልዩ የሆነ የአጼ ፋሲለደስ ግንብ ያለበት አርማ አላቸው። ይህም በአይነቱ ለነሱ ብቻ የሆነ፣ ልዩ የሆነ፣ የሚለያቸው ነው።

ሚኒሻ፦ ሚኒሻ በወረዳ አካባቢ ያሉ ጉዳዮችን ፀጥታ የሚያስከብሩ የመንግስት አካል ናቸው። እነዚህም በጨ አካባቢ ችግር ሲከሰት ያንን ችግር እንዲፈታ ያደርጋሉ።

ጠመኔ በሰሌዳ ላይ ለመጻፍ የምንጠቀምበት ነው። ይህም ለማስተማሪያነት ለዘመናት የቆየ ነው እና ልዩ ልዩ ክንዋኔዎችን በጠመኔ ሰሌዳ ላይ መጻፍ እንችላለን።

አሳ ጉላሽ አሳ ጉላሽ ልዩ እና በጣም ደስ የሚል ጣእም ያለው ነው እና ደግሞ የተለየ ጣእም ይሰጣል እና በተለያዩ መንገዶች ገዝተን እንጠቀመዋለን።